ግብርና፡- እንስሳት እርባታ ፥ እንስሳት እርባታ ከግብርና ስራዎቹ ውስጥ አንዱ ሲሆን ፤ እንስሳት እርባታ የተለያዩ ለምግብነት የሚሆኑ ወይም የሰው ልጅ በተለያየ መልኩ የሚያገዙ እንስሳትን በመግዛትና በመሸጥ ይገለፃል።

ኤሌክትሮኒክስ፦ ቴሌቪዥን፦ ቴሌቪዥን ከኤሌክትሮኒክስ መሳሪያውች መካክለ አንዱ ሲሆን ቴሌቪዥን በመስኮት የሚታዩ ምስል ያላቸው መረጃዎች እና መዝናኛዎች የምናገኝነት ነው።

ተፈጥሮ እና አካባቢ ፦ ወይና ደጋ፦ ከተፈጥሮ አካባቢዉስጥ አንዱ ሲሆን ወይና ደጋ በደጋ እና በቁላ መካከል ያለ ተስማሚ የአየር ንብረት ነው።

የሱፐር ማርኬት ምርቶች፦ ዘይት፡ - ዘይት፡ ከሱፐር ማርኬት ምርቶች ዉስጥ አንዱ ሲሆን ዘይት በተለይም የተለያዩ ምግቦችን ለማጣፈጥ የሚጠቅመን ምርት ነው።

የሬዲዮ ላይ ዜና ከዜና አይነቶች ውስጥ አንዱ ሲሆን የሬዲዮ ዜና በድምጽ በኩል መረጃን የማስተላለፊያ መንገድ ወይም ዜና ነው።

መዋቢያዎች ወይም የውበት መጠበቂያ ። ማበጠሪያ ለመዋቢያነት የምንጠቀምበት ፀጉር ባላቸው ሰዎች ዘንድ የሚጠቀም ለመላጦች የተከለከለ የመዋቢያ እቃ መሳሪያ ነው ።

መሰረተ ልማት። የመብራት አቅርቦት ከመሰረተ ልማቶች አንዱ ሲሆን መብራት ለማህበረሰቡ የማቅረብ ወይም ደግሞ የቀረበውን የማስቀጠል ሂደትን ጭምር ያካትታል።

የአክሱም ሀውልት በኢትዮጵያ እንዲሁም አለም ላይ የተመዘገበ በስነ ህንጻው ታሪክ ትልቅ ሚና የተጫወተ የስነ ህፃና ግንባታ በትግራይ የሚገኝ ነው ።

ጌጣጌጥ ብር! ብር ከጌጣጌጥ መስራያዎች ዉስጥ አንዱ ሲሆን የተለያዩ የአንገት ሀብል፣ የእጅ አንባር፣ የእግር አንባር፣ የጆሮ ጌጥ እና የመሳሰሉትን ሰርተን የምናደርገዉ ጌጣጌጥ ነዉ።

ማህበርሰብ እና ቤተሰብ፦ ጎሳ፦ ጎሳ ከማህበረሰብና ቤተሰብ አይነቶች ዉስጥ አንዱ ሲሆን ጎሳ የተለያዩ ዝርያ ካላቸው ዉስጥ የተመሳሳይ አንድ ላይ የሚኖሩበት አንዱ የማህበረስብ እና ቤተስብ አንዱ ነው።

የአዝማሪ ሙዚቃ ሙዚቃ አይነት አንዱ ሲሆን የአዝማሪ ሙዚቃ በተለይም በማሲንቆ እና አዝማሪን በመጠቀም የሚደረግ አዝናኝ እና በባህል ምሽት ቤቶች የሚዘወትር ሙዚቃ ነው።

አትክልት እና ፍራፍሬዎች ። ፓፓያ ፡ ፓፓያ ከፍራፍሬ አይነቶች ውስጥ አንዱ ሲሆን ፓፓያ ቢጫ ቀለም ያለው በላዩ ደግሞ ትልቅ የሆነ በአረንጓዴ የተከበበ ለጤና የሚጠቀም ጁስ መስርያ የሆነ ፍራፍሬ ነው ።

ጉዞ ቱሪዝም እና ስደት ህገወጥ ስደት ከሥደት ዓይነቶች ውስጥ አንዱ ሲሆን፤ ህገወጥ ስደት በተለይም ሕገ ወጥ በሆነ መልኩ ከአንድ ቦታ ወደ ሌላ ቦታ የሚደረግ የስደት ዓይነት ነው።

ዕጽዋት፦ አበባ ፦አበባ ከዕጽዋት አይነቶች አንዱ ሲሆን አበባ በአይነቱ ማራኪ ገጽታ ያለው ለአይን ሲታይ የሚያምር የውበት መገለጫ ተደርጎ የሚታይ ዕጽዋት ነው።

ግብርና፡ እንሰሳት እርባታ፦ ከግብርና አይነቶች ዉስጥ አንዱ ሲሆን እንሰሳት እርባታ የተለያዩ እንሰሳትን በማርባት የሚገለጽ እንደዚሁም የነሱን ዉጤት በመሸጥና በመለወጥ የሚታወቅ የግብርና አይነት ነው።

ፍርድ ቤት መሰረታዊ አገልግሎት ሰጪ ተቋም አንዱ ሲሆን ፍርድ ቤት ከሳሽ እና ተከሳሽ ብዬን የሚያገኙበት እንዲሁም ፍርድ የሚሰጥበት ቦታ ነው።

ጉዞ ቱሪዝም እና ስደት ህጋዊ ስደት ከስደት አይነቶች ዉስጥ አንዱ ሲሆን ህጋዊ ስደት ከአንድ ቦታ ወደ ሌላ ቦታ ህጋዊ በሆነ ወይም መንግስት በፈቀደው መልኩ የሚደረግ ነው።

ጌጣጌጥ ወርቅ ወርቅ የተለያዩ ጌጣጌጦችን ለመሥራት የምንጠቀምበት እንደ ሀብል፣ የእጅ ቀለበት፣ የእጅ አምባር፣ እንዲሁም የጆሮ ጌጥ የሚሰራለት ጌጣጌጥ ዓይነት ወይም ጌጣጌጥ ነው።

መጓጓዣ እና ተሽከርካሪዎች። ባቡር ፡ ባቡር ከመጓጓዣ እና ተሽከርካሪዎች ውስጥ አንዱ ሲሆን ይህውም ከአንድ ቦታ ወደ ሌላ ቦታ በሀዲድ ላይ የሚሄድ ብዙ ሰዎችን በአንዴ የሚጭን መጓጓዣ ነው ።

ዜና፦ የጋዜጣ ላይ ዜና፦ የጋዜጣ ላይ ዜና ከዜና አይነቶች ውስጥ አንዱ ሲሆን በተለይም በአንድ በኩል ተቀምጠው የጋዜጣ አንባብያን የሚቀርብ የዜና አይነት ነው።

ኤሌክትሮኒክስ ፦ የእጅ ሰዓት ፦ የእጅ ሰዓት ከኤሌክትሮኒክስ አይነቶች ውስጥ አንዱ ሲሆን የእጅ ሰዓት ፤ ስዓትን እና ከጊዜጋ የተያያዙ ነገሮችን ለመቁጠር የምንጠቀምበት የጊዜ መቁጠሪያ መሣሪያ ነው ።

አትክልትና ፍራፍሬዎች ሎሚ፡- ሎሚ ከፍራፍሬዎች ውስጥ አንዱ ሲሆን ፤ ሎሚ ኮምጣጣ ጣዕም ያለው ብቻ እንዲሁም ለብዙ ምግቦች ማጣፈጫነት እንዲሁም ጤናን ለማስጠበቂያነት ሲባል የሚበላ የምግብ ወይም ፍራፍሬ ነው።

ጥበብ እና ባሕል ለሸክላ ስራ ከጥበብ ውስጥ አንዱ ሲሆን የሸክላ ስራ የተለያዩ የሸክላ እቃዎችን ለመስራት የምንጠቀበት ጥበብ ወይም ዘዴ ነው ።

ቤትና መኖሪያ ቤት ጎጆ ቤት ከቤት እና ከመኖሪያ ቤቶች ውስጥ አንዱ ሲሆን ከሳር የሚሰራና በገጠራማው የኢትዮጵያ ክፍል በጣም ታዋቂና በቋሚነት የሚሠራ የነበረ የቤት አይነት ነው።

ማስጌጥ ማቅለም ከማስጌጥ ተግባራቶች ውስጥ አንዱ ሲሆን ማቅለም የተለያዩ ነገሮችን የተለያዩ ቀለማትን በመቀለም ወይም በመቀባት የመናደርገው ተግባር ነው።

ማህበረሰብ እና ቤተሰብ፦ ጎሳ፦ ጎሳ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎሳ ተመሳሳይ ዝርያ ያላቸው ቤተሰቦች በአንድ ላይ የሚኖሩበት ቦታ ወይም ማህበረሰብ ነው።

አትክልት እና ፍራፍሬዎች ፍሪም ፍሪም ከፍራፍሬ አይነቶች ውስጥ አንዱ ሲሆን በመጠኑ ትንሽ የሆነ እና ቀይ ቀለም ያለው ሲበስል የሚበላ ጣፋጭ እሚፈርጥ የፍራፍሬ አይነት ነው።

ግብርና የእንስሳት እርባታ ግብርና አይነቶች ውስጥ አንዱ ሲሆን የእንስሳት እርባታ የተለያዩ ለምግብ የሚውሉ እንዲሁም ውጤታቸው ለአገልግሎት የሚውል እንስሳት በማርባት የሚከወን ነው።

ፖለቲካ፦ ምርጫ ስርዓት፦ ምርጫ ስርዓት በፖለቲካ ኢንቅስቃሴ ዉስጥ በተለይም በዲሞክራሲ ስር አት ዉስጥ ያለ በተፈካካሪ ፓርቲወች መካከል የሚደረግ ወድድር ነው።

የቤትና የዱር እንስሳ የሌሊት ወፍ የለሊት ወፍ ከዱር እንስሳት ውስጥ አንዷ ስትሆን አይን የሌላት እና በድምጽ ሞገድ የምትጓዝ የማታ ላይ ተንቀሳቃሽ አጥቢ ብቸኛዋ በራሪ እንስሳ ናት።

ማሽኖች የቡና መፍጫ ማሽን ቡናን ለማድቀቅ እና ለመፍጨት እንዲሁም ለመጠጥ ለማዘጋጀት የምንጠቀምበት ማሽን ዓይነት ነው።

ምግብ:-ዶሮ ወጥ፦ የዶሮ ወጥ በኢትዮጵያ ታዋቂ እና ጣፋጭ የሆነ የምግብ አይነት ሲሆን የዶሮ ስጋን በመጠቀም የሚሰራ የምግብ አይነት እንድሁም በአለም ላይ ዝነኛ የሆነ ምግብ ነዎ።

ፀጉር ዞማ ፀጉር ከፀጉር አይነቶች ውስጥ አንዱ ሲሆን ዞማ ፀጉር በተለይም የረጃጅም ፀጉር ያላቸው ሰዎች መገለጫ የሆነ የፀጉር አይነት ነው።

የቤትና የዱር እንስሳት ፦ ፈረስ ፦ ፈረስ ከቤት እንስሳት ውስጥ አንዱ ሲሆን ፈረስ በተለይም በገጠራማው አካባቢ ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ የምንጠቀምበት ፈጣን ፣ እሯጭ እንስሳ ነው ።

እፅዋት አበባ አበባ ከእፅዋት ዓይነቶች ውስጥ አንዱ ሲሆን፤ አበባ በጣም ማራኪ እና ውብ የሆነ የፍቅር እና የውበት መገለጫ የሆነ የሚያምር እፅዋት ነው።

ማስጌጥ ማደስ ፥ማደስ ከማስጌጥ ተግባራት ውስጥ አንዱ ሲሆን ማደስ በተለይም እድሜያቸው ያረጁ እቃዎችን፣ ነገሮችን ለማደስ ወይም ለማስጌጥ የምንጠቀምበት ዘዴ ማደስ እንለዋለን።

ልዩ ልዩ መሳሪያዎች መጋዝ። መጋዝ ከልዩ ልዩ መሳሪያዎች አንዱ ሲሆን ይኸውም እንጨትን እንዲሁም ብረትን ለመቁረጥ እንዲሁም ለማስተካከል የሚጠቅመን መሳሪያ በአናጺዎች እና በብረት ቤቶች የሚገኝ ነው።

ማስጌጥ ማደስ ማደስ ከማስጌጥ ተግባራቶች ውስጥ አንዱ ሲሆን በተለይም የአረጁ እቃዎችን እንደ አዲስ በማደስ የሚገለጽ የማስጌጥ ተግባር ነው።

መሰረታዊ አገልግሎት፦ ፍርድ ቤት፦ ፍርድ ቤት ከመሰረታዊ አገልግሎት መስጫ ተቋማት አንዱ ሲሆን ፍርድ ቤት የከሳሽና ተከሳሽ ብይን ማግኛ ቦታ እንዲሁም ፍርድ የሚሰጥበት፣ ዳኞች፣ ጠበቃወች የሚገኙበት ቦታ ነው።

ትምህርት፤ መሰረተ ትምህርት፦ መሰረተ ትምህርት የትምህርት አይነት ሲሆን በተለይም ምንም አይነት ትምህርት ባልተማሩ እና ትምህርት ቤት ላልገቡ ሰወች ስለትምህርት ግንዛቤ መስጫና ፊደል ማስቆጠሪያ ነው።

መጓጓዣ እና ተሽከርካሪዎች፤ ባጃጅ፦ ባጃጅ ከመጓጓዣና ተሽከርካሪዎች ውስጥ አንዱ ሲሆን ባጃጅ ባለ ሶስት እግር፤ ሶስት ወይም አራት ሰወችን ከአንድ ቦታ ወደ ሌላ ቦታ በፈጣን በሆነ መልኩ ይዞ ለመሄድ የሚጠቅም ነው።

ጉዞ፣ ቱሪዝምና ስደት፦ የባህር ላይ ጉዞ ፦የባህር ላይ ጉዞ ከአንድ ቦታ ወደ ሌላ ቦታ በባር ወይም ውሃ ላይ የሚደረግ የጉዞ አይነት ሲሆን ይኸውም በጀልባ፣ ታንኳ ፣መርከብ የሚከወን ነው።

የቤት ዕቃዎች ፌርሙስ ፡-ፌርሙስድረስ ከቤቱ ዕቃዎች ውስጥ አንዱ ሲሆን ፌርሙስ በተለይ በትኩስነታቸው እንዲቆዩ ሚፈለጉ መጠጦችን ለመጠጣት የምንጠቀምበት እቃ አይነት ነው።

ተፈጥሮ እና አካባቢ ወይና ደጋ አካባቢ አይነቶች ዉስጥ አንዱ ሲሆን ወይና ደጋ በቆላ እና በደጋ መካከል ያለ መጠነኛ ሙቀት ያለው ለኑሮ እንዲሁም ለሰዎች ተስማሚ ቦታ ነው::

ባንዲራና መለያ። የኢትዮጵያ ባንዲራ ከባንዲራዎች ውስጥ አንዱ ሲሆን የኢትዮጵያን ታሪክ፣ ባህል እና አላማ የሚያሳይ በውስጡም የተለያዩ አርማዎችን የያዘ የባንዲራ አይነት ነው።

ጥበብ እና ባህል፦ የሽመና ስራ፦ የሽመና ስራ ከጥበብ እና ባህል ውስጥ አንዱ ሲሆን የሽመና ልዩ ልይ አልባሳትን ለመስራት የሚጠቅመን የስራ አይነት ወይም ጥበብ ነው።

ቡና ቤቶችና ምግብ ቤቶች አትክልት ቤት አትክልት ቤት ከምግብ ቤቶች ውስጥ አንዱ ሲሆን ፤ አትክልት ቤት የተለያዩ የአትክልት ምግቦችን እንዲሁን ጂሶችን የምናገኝበት የፆም ምግብ መመገቢያ ስፍራ ነው።

ንግድና ግብይት አሞሌ ጨው ፡-አሞሌ ጨውበጥንት ጊዜ የግብይትን ለማስፈጸም የምንጠቀምበት የመገበያያ ገንዘብ ሆኖ ሲያገለግል የነበረ በሲራራ ንግድ መገበያያ ግብይት ማስፈፀሚያ ነበር።

ፋሽኑ የፀጉር ፋሽን ከፋሽን ዓይነቶች ውስጥ አንዱ ሲሆን፤ የፀጉር ፋሽን ለወንድና ለሴት የተለያየ አይነት የፀጉር አሰራርን በመከተል የሚገለጽ የፋሽን ዓይነት ነው።

ምግብ ፦ዶሮ ወጥ ከምግብ አይነቶች ውስጥ አንዱ ሲሆን በጣም ጣፋጭ እና ታዋቂ የምግብ አይነት ነው። የዶሮ ወጥ ዶሮ ወደ 12 በመበለት የሚሰራ ከተለያዩ ቅመሞች ጋር የሚቀመም ወጥ ነው።

ህግ አስከባሪ ፖሊስ፤ ፖሊስ ግ አስከባሪ አካል አንዱ ሲሆን ፖሊስ ክልላዊና ቀጠናዊ ሰላም የማስከበር ዘመቻዎች በቋሚነት የሚሳተፍ የአንድ ሀገር ህግ አስከባሪ አካል ነው።

መጽሃፍት፣ መጽሔት እና ጋዜጣዎች ዴርቶጋዳ፤ ዴርቶጋዳ ከልብ ወለድ መጽሐፍት ውስጥ አንዱ ሲሆን ዴርቶጋዳ በይስማከ ወርቁ የተጻፈ የኢትዮጵያን ራኢይ የሚያሳይ ትልቅ መጽሐፍ ነው።

ቤተሰብና ማህበረሰብ ውስጥ የአውራምባ ማህበረሰብ ከማህበረሰብ አይነቶች ውስጥ አንዱ ሲሆን በኢትዮጵያ በተለይም በወንድና ሴት መካከል እኩልነትን ለመፍጠር የታሰበ የነበረ ማህበረሰብ ነው ።

ማስታወቂያ፤ የቦርድ ላይ ማስታወቂያ፦ ከማስታወቂያ አይነቶች ውስጥ አንዱ ሲሆን የቦርድ ላይ ማስታወቂያ የተለያዩ የመረጃ ምንጮችን በቦርድ ላይ በመለጠፍ የምናስተላልፍበት ነው።

ተፈጥሮና አካባቢ ደጋ ደጋ ከወርጭ ከፍ ያለ ቅዝቃዜ ወይን ውጭ ሞቅ ያሉ ቦታዎች ግን ቀዝቃዛ የሆኑ ቦታዎች መገለጫ ነው።

መጽሐፍት መጽሄት እና ጋዜጣዎች ልብ ወለድ ልብ ወለድ ከመጽሐፍ አይነቶች ውስጥ አንዱ ሲሆን ልብወለድ በተለይም የደራሲ የፈጠራቸው ምናባዊ ገጽ ባህሪያትን በመጠቀም በመቼት ላይ የሚሠራ መጽሐፍ ነው።

ጸጉር፦ መላጣ ጸጉር፦ መላጣ ጸጉር ጸጉርየሌላቸው ሰወች መገለጫ ሲሆን ይኸውም ጸጉር የቆዳቸው የተደፈነ እና ባዶ ቆዳ የሚታይ እና ማበጠሪያ የሚያስፈልጋቸው ሰዎች ናቸው።

ጥበብ እና ባህል የሸክላ ስራ የሸክላ ስራ በኢትዮጵያ ታዋቂ የነበረ ጥበብ ሲሆን የሸክላ ስራ የተለያዩ የሸክላ ምርቶችን ለመስራት የምንጠቀምበት የጥበብ አይነት ነው።

ምግብ ክትፎ ክትፎ ከምግብ አይነቶች ውስጥ አንዱ ሲሆን ክትፎ ስጋን አድቁ በመፍጨትና እና የተለያዩ የሚያቃጥሉ ነገሮች በጋር አንድ ላይ አድርጎ በመፍጨት የሚሰራ የምግብ ዓይነት ነው።

ስፖርት ፦የውሃ ዋና ከስፖርት አይነቶች ዉስጥ አንዱ ሲሆን የውሃ ዋና በተለይም ሁለ እና ከዛ በላይ በሆኑ ሰዎች በውሃ ላይ የሚደረግ እሽቅድድም ወምም ውድድር ነው።

ማስታወቂያ የጨረታ ማስታወቂያ ከማስታወቂያ አይነቶች ውስጥ አንዱ ሲሆን የጨረታ ማስታአወቂያ ተጫራቾች ስለጫራታው ልዩ ልዩ መረጃዎችን ከባለ ድርሻ አካላት ጋር በመሆን የሚያገኙበት ማስታወቂያ ነው።

ስፖርት፤ የውሃ ዋና፦ የውሃ ዋና ከስፖርት አይነቶች ውስጥ አንዱ ሲሆን የውሃ ዋና ሁለትና ከዚያ በላይ የሆኑ ሰወች የሚያደርጉት ውድድር ወይም እሽቅድድም የስፖርት አይነት ነው።

መሰረታዊ አገልግሎት ፍርድ ቤት ፍርድ ቤት ከመሰረታዊ አገልግሎት ዉስጥ አንዱ ሲሆን ፍርድቤት ከሳሾቹ እና ተከሳሾች በአንድ ላይ ሄደው ብይን የሚያገኙበት ፍርድ የሚሰጥበት አግልግሎት መስጫ ተቋም ነው::

ባህላዊ ህክምና፦ ወጌሻ፦ ወጌሻ ከባህላዊ ህክምና መካክል አንዱ ሲሆን ወጌሻ በተለይም ስብራት እንዲህም ውልቃት ያጋጠማቸው ሰዎች ሂደው ህክምና የሚጋኙበት ወይም የሚያሹበት ቦታ ወይም ሰው ነው።

እፅዋት ፦ ባህር ዛፍ ፦ ባህር ዛፍ ከእፅዋት አይነቶች ውስጥ አንዱ ሲሆን ባህር ዛፍ ለሰው ልጆች ቤት መስሪያ ፣ የከሰል መስሪያ እንዲሁም የተለያዩ ነገሮችን ለማዘጋጀት የሚጠቅመን የእፅዋት አይነት ነው ።

አትክልትና ፍራፍሬዎች ጥቅል ጎመን፤ ጥቅል ጎመን ከአትክልትና ፍራፍሬ ውስጥ አንዱ ሲሆን ጥቅል ጎመን የተጠቀለለ የጎመን አይነት ይዘት ያለው የምግብ ዓይነት ነው።

ታዋቂ መሪዎችና አባቶች ፡-መለስ ዜናዊ ከታዋቂ መሪዎች መካከል አንዱ ሲሆን በኢትዮጵያ ታሪክ ትልቅ አሻራ ከጣሉ በዘመናዊ ታሪክ ላይ ትልቅ ሚና የተጫወቱ መሪ ናቸው።

ማህበራዊ ሚዲያ ትዊተር ወይም ኤክስ ከማህበራዊ ሚዲያ ውስጥ አንዱ ሲሆን ይህም በአሁኑ ሰዓት በኤለን መስክ የተያዘ ከፍተን የምናወራበት ነው።

ማሸኖች የጁስ መስጫ ማሽን ከማሽን አይነቶች ውስጥ አንዱ ሲሆን የጁስ መፍጫ ማሽን ጁስን ለመፍጨት የምንጠቀምበት ጁሾችን የፈጭተን የምንጠጣበት የማሽን አይነት ነው::

መዝናኛና መናፈሻ፦ የጣና ሃይቅ ከመዝናኛና መናፈሻወች ውስጥ አንዱ ሲሆን የጣና ሃይቅ በውስጡ ብዙ ገዳማት ያሉት እንዲሁም በብዙ ቱሪስቶች የሚጎበኝ መናፈሻ ቦታ ነው።

ፈጥሮና አካባቢ ውርጭ ውርጭ እጅግ በጣም ቀዝቃዛ ይሆኑ አካባቢዎች መገለጫ የሆነ የአካባቢ አይነት ሲሆን ውርጭ በጣም ቀዝቃዛ ለሆኑ አካባቢዎች መጠሪያ ነው ::

መዝናኛና መናፈሻ ነጭ ሣር ብሔራዊ ፓርክ ለመዝናኛና መናፈሻ የምንጠቀመው ፓርክ ሲሆን በነጭ ሳር የተከበበ በደቡብ ክልል የሚገኝ የመናፈሻ ፓርክ ነው።

ስራ የጉልበት ስራ የጉልበት ስራ ከስራ አይነቶች ዉስጥ አንዱ ስሆን ፤ የጉልበት ስራ የሰው ልጆች ጉልበታቸውን በመጠቀም በቀን ከቀን ወይም በኮንትራት የምሰሩት የስራ አይነት ነው።

የቤትና የቢሮ እቃዎች ተሽከርካሪ ወንበር ከቤትና ከቢሮ እቃዎች አንዱ ሲሆን ተሽከርካሪ ወንበር በተለይም በአለቆች የሚጠቀሙት እንዲሁም በቢሮዎች ውስጥ የሚገኝ ወንበር መቀመጫ ነው።

መሰረታዊ አገልግሎት፦ ሀኪም ቤት፦ ሀኪም ቤት መሰረታዊ አገልግሎት መስጫ ተቋማት አንዱ ሲሆን ሀኪም ቤት ሰዎች ጤናቸውን ለማስጠበቅ እንዲሁም ስለ ጤናቸው ክትትል ለማድረግ የሚሄዱበት ዋነኛ ቦታ ነው።

ህግ አስከባሪ፦ ፖሊስ፦ ፖሊስ ከህግ አስከባሪ አካላት ውስጥ አንዱ ሊሆን ፖሊስ በተለይም ክልላዊ እና ቀጠናዊ ሰላም የማስከበር ተልዕኮች ላይ በዋናነት የሚሳተፍ ህግ አስከባሪ አካል ነው።

ታዋቂ መሪዎችና አባቶች ፡-አፄ ቴውድሮስ በኢትዮጵያ ከሚታወቁ አባቶች የሚመደብ ነው ።ይህም የዘመነ መሳፍንትን ጊዜ ለማብቃት ትልቅ አስተዋፅኦ አለው።

አርማ፦ የድርጅቶች አርማ ከአርማ አይነቶች ዉስጥ አንዱ ሲሆን የድርጅቶች አርማ ስልጣን ድርጅት ራዕይ ፣ተልዕኮ እና የተለያዩ መልዕክቶችን የሚያስተላልፍልን የአርማ አይነት ነው።

ስራ የቀን ስራ የቀን ስራ ከስራ አይነቶች ውስት አንዱ ሲሆን የቀን ስራ በቀን ተከፋይ የሆኑ ሰዎች የሚሰሩት በተለይም በጉልበትና በተለያዩ ስራዎችን የሚገለጽ የስራ አይነት ነው።

የቤትና የዱር እንስሳት የሌሊት ወፍ ከዱር እንስሳት ውስጥ የምትመደብ ብቸኛዋ በራሬና አጥቢ ስትሆን ማየት የሚያትችል ነው በድምጽ ሞገድ የምትሄድ ናት።

ፋሽን፦ ተነፋነፍ ሱሪ ከልብስ ፋሺኖ ዉስጥ አንዱ ሲሆን ተነፋነፍ ሱሪ የታችኛውን የሱሪ ክፍል ከእግር ቅርጽ እኩል በማጥበብ የሚሰራ የፋሽን አይነት ነው።

አርማ የድርጅቶች አርማ ከአርማዎቹ ውስጥ አንዱ ሲሆን የተለያዩ ድርጅቶችን ለማስታወቅ የነሱን መልእክት ፣ራዕይ፣ አላማ እንዲሆን እንዲሁም የተለያዩ መልእክቶች ያዘለ የመልእክት ማስተላለፊያ ነው።

ማህበረሰብ እና ቤተሰብ ፦ ጎፋ ፦ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎፋ በተለይም ተመሳሳይ ቤተሰብ ዝርያ ያላቸው ሰዎች በጋራ በመሆን የሚኖሩበት የማህበረሰብ አይነት ነው ።

ዜና የሬዲዮ ዜና ከዜና አይነቶች ዉስጥ አንዱ ሲሆን በድምፅ የሚተላለፍ በሬዲዮ በኩል ለሰዎች የሚደርስ ትኩስ ወቅታዊ ልዩ ልዩ መረጃዎች ማድረሻ መንገድ ነዉ።

መሰረተ ልማት የመብራት አቅርቦት የመሰረተ ልማት ተግባራት ዉስጥ አንዱ ሲሆን የመብራት አቅርቦት በተለይም ጨለማ በሆኑ አካባቢዎች መብራት የማስገባት እና ሲበላሽባቸው የማስቀጠል ሂደት ነው።

ፋሽን የጸጉር ፋሽን ከፋሽን አይነቶች ውስጥ አንዱ ሲሆን የጸጉር ፋሺን ለወንድና ለሴቶች የተለያዩ የጸጉር አሰራር ዘዴዎችን በመጠቀም የሚገለጽ የፋሽን አይነት ነው።

መጓጓዣና ተሽከርካሪዎች ባጃጅ ከመጓጓዣና ተሽከርካሪዎች ውስጥ አንዱ ሲሆን፤ ባጃጅ ባለሶስት እግር ከአንድ ቦታ ወደሌላ ቦታ የምንጓጓዝበት የመጓጓዣ አይነት ነው።

ስነ-ሕንፃና ኪነ-ጥበብ:- የላሊበላ ዉቅር አብያተ ክርስቲያን ታዋቂነትን ያተረፈ ያገኙ የአለም ዩኔስኮ መዝገብ የተመዘገቡ በኢትዮጵያ እንዲሁም በዉጭ በብዙ ቱሪስት የሚጎበኙ ናቸዉ።

ማህበረሰብ እና ቤተሰቡ ጎፋ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎፋ ተመሳሳይ ዝርያ ያላቸው ሰዎች በአንድ ላይ የሚኖሩበት የማህበረሰብ አደረጃጀት ነው።

መጓጓዣና ተሽከርካሪዎች ባጃጅ:- ባጃጅ ከመጓጓዣና ተሽከርካሪዎች ዉስጥ አንዱ ሲሆን ባጃጅ ባለ ሦስት እግር ጥቂት ሰዎችን ከአንድ ቦታ ወደ ሌላ ቦታ ፈጣን በሆነ መልኩ የሚያጓጉዝልን የመጓጓዣ አይነት ነዉ።

ትምህርት የቄስ ትምህርት ከትምህርት አይነቶች ዉስጥ አንዱ ሲሆን ይህ ትምህርት በኦርቶዶክስ እምነት በአሁኑ ሰዓት የሚሰጥ በበፊት ሰዓት የሚሰጥ እና ሀይማንታዊ ይዘት ያለዉ ትምህርት ነዉ።

ማስታወቂያ የጨረታ ማስታወቂያ የጨረታ ማስታወቂያ ከማስታወቂያ አይነቶች ውስጥ አንዱ ሲሆን ይኸውም ተጫራቾች እንዲሁም በጨረታው ላይ ያሉ ባለድርሻ አካላት የተለያዩ መረጃዎችን እንዲያገኙ የሚያደርግ ነው።

ታዋቂ መሪዎች አባቶች መለስ ዜናዊ መለስ ዜናዊ ከታዋቂ መሪዎች ውስጥ አንዱ ሲሆን መለስ ዜናዊ በኢትዮጵያ ታሪክ ላይ ትልቅ አሻራ ከጣሉ መሪዎች አንዱ ነው።

ንግድ እና ግብይት አሞሌ ጨው አሞሌ ጨው ከንግድ እና ግብይት ከምንጠቀማቸው ነገሮች አንዱ ሲሆን አሞሌ ጨው በተለይም በሲራራ ዘመን ንግድ ማስፈጸሚያ የሆነ እንደአሁኑ እንደገንዘብ እና ሳንቲም የሚያገለግል ነበር።

ዜና:) የጋዜጣ ላይ ዜና ከዜና አይነቶች ዉስጥ አንዱ ሲሆን ይኸዉም በዜና አምድ መልኩ ተቀምጦ በተለያየ መልኩ መረጃዎችን ለጋዜጣ ለአንባቢያን የሚያሳይልን የዜና አምድ ነዉ።

የጽህፈት መሳሪያ እቃዎች ብዕር ብዕር ከጽህፈት መሳሪያ እቃዎች አንዱ ሲሆን ብዕር ውስጡ ቀለም በመሙላት በተለያዩ ቦታዎች ላይ ጽሑፍ ወይም መልእክት ለማስቀመጥ ወይም ለመጻፍ እንጠቀምበታለን።

ንግድና ግብይት የባሪያ ንግድ ከንግድ አይነቶች ዉስጥ አንዱ ሲሆን የባሪያ ንግድ በተለይም በድሮ ዘመን መጥፎ አሻራ የጣለ ታሪክ ሰዎችን እንደ ሸቀጥ በመግዛት በመሸጥ የሚከወን ነበር።

ዜና ፦ የጋዜጣ ላይ ዜና ፦ ከዜና አይነቶች ውስጥ አንዱ ሲሆን የጋዜጣ ላይ ዜና ለተለያዩ የጋዜጣ አንባቢያን መረጃን በዜና አምድ በኩል አድርገን የምናቀርብበት ነው ።

ፖለቲካ ዲሞክራሲ በፖለቲካ ስርአት ዉስጥ ያለ የአሰራር ሂደት ሲሆን ዲሞክራሲ ስልጣን ከህዝብ ለህዝብ እና የህዝብ በማለት ለህዝብ ቀዳሚነትን የሚሰጥ በግሪኮች የተፈለሰፈ ስርአት ነው።